የውሃ ማውጫ ማሽኖች ፦ ውሃን ከጉድጓድ ከሩቅ ቦታ ወደላይ የሚያወጡ ማሽን አይነቶች ናቸው ። እነዚህ የማሽን ዓይነቶች ለኢትዮጵያ ማህበረሰብ በጣም ስራን የሚያቀሉ የማሽን አይነቶች ናቸው ።

የፍቅር ሙዚቃ የፍቅር ሙዚቃ ፦ስለ ፍቅር የሚወጣ የሙዚቃ አይነት ነው። ይህ የሙዚቃ አይነት ወንዱ ለሴቷ፤ ሴቷ ለወንዱ እያዜሙ ለፍቅር ለህይወታቸው የሚመስጥ ስራን የሚያከናውኑበት የሙዚቃ አይነት ነው።

ጣይቱ መናፈሻ፦ ጣይቱ መናፈሻ በባህርዳር የሚገኝ የመናፈሻ ቦታ ስትሆን ይቺም ጣና ሐይቅ ላይ ካለች ጎጆ ሆኖ የመዝናናት ጉዳይ ነው። ይህም በጣም ደስ የሚል ነገር ነው።

የታሪክ ትምህርት:- የታሪክ ትምህርት ታሪኮችን ለትዉልድ የምናስተምርበት የትምህርት አይነት ነዉ። ይህ ማለት ኢትዮጵያ የሰራቻቸዉን ታሪኮች ከድሮ ጀምሮ እስካሁን ያለዉን በቅደም ተከተል ለህፃናት የምናስተምርበት የታሪክ አይነት ነዉ።

ቢራ፦ ቢራ የመጠጥ አይነት አብዛኛውን ጊዜ ለትላልቅ ሰዎች የሚመከር አይነት ሁኖ የእድሜ ገደብ የተደረገበት የመጠጥ አይነት ነው። ይህም ከ21 ዓመት በላይ የሆኑ ሰዎች ብቻ እንዲጠጡት የሚፈቀድ የመጠጥ አይነት ነው።

አሎሎ ውርወራ፦ አሎሎ ውርወራ ከስፖርታዊ ጨዋታዎች መካከል አንዱ ሲሆን ይህ ስፖርታዊ ጨዋታ አሎሎን ወይም ክብ የመሰለች ነገር እሷን በመያዝ በመሽከርከር ወደፊት መወርወር እና ማስፈንጠር ነው።

የራስ ዳሽን ተራራ መልከአምድር የራስ ዳሽን ተራራ ከፍተኛ ከሚባሉት ተራራ ከሚባሉት አንዱ ሲሆን ይህ ከፍተኛ ቦታ በኢትዮጵያ ብሎም በአማራ ከፍተኛው ተራራ አይነት ነው። ይህ ተራራ በከፍታው ተወዳዳሪ የለውም በኢትዮጵያ ዉስጥ።

የጥራ ጥሬ እህሎች ልማት የጥራ ጥሬ እህሎች ልማት ከግብርና ስራዎች መካከል አንዱ ሲሆን ይህም ስራ የተለያዩ ጥራጥሬዎችን እንደ ሽንብራ፤ እንደ ገብስ፤ እንደ አተር አይነቶችን ጥራጥሬዎችን በማልማት የሚተዳደሩበት የግብርና አይነት ነው

የበግ ፀጉር የበግ ፀጉር ብዙ ጥቅሞች ያሉት ሲሆን ይህ የበግ ፀጉርም በጉ ፀጉሩ ከተገፈፈ በኋላ ተሰብስቦ አንድ ላይ በባህላዊ አሰራር መንገድ ለፍርናሽ መስርያነት የሚያገለግል ነው።